በምስሉ ላይ የምንመለከተው ሴቶች ሰማያዊ ቀሚስ ለብሰው፣ ወገባቸውን ታጥቀው እና ጥቁር ሻሽ ጠምጥመው ባህላዊ ጭፈራ እየጨፈሩ የሚታዩ ሲሆን ፤ የባህላዊ ጭፈራን እየጨፈሩ ሲሆን ይኸውም የአጋው ማህበረሰቦች ባህላዊ ጭፈራ ነው።

በምስሉ ላይ የምንመለከተው ስድስት ዳክዬዎች በውሃ ላይ እየተንሳፈፉ ሲሆን አረንጓዴ ዛፎች በውሃው ላይ ተንጸባርቀው ይታያሉ።

በምስሉ ላይ የምናየዉ አንድ አርሶ አደር የዘመናዊ የእርሻ መሳሪያዎችን ተጠቅሞ እራሱን ህይወቱን ለመለወጥ የሚያደርገዉን ጥረት ያሳያል ማለትም አዲስ የተገዛ የማረሻ ለእርሻ የምንጠቀምበት አዲስ መገልገያ የመሰለ አዲስ ፣ ጠንካራ፣ ትልቅ የጎማ ቅርፅ ያለዉ አሰራሮችን እንመለከታለን።

በምስሉ ላይ የምንመለከተው ወደብ ሲሆን ፤ በኢትዮጵያ ወደብን የሚያሳይ ሲሆን ፤ የሚገቡ እና የሚወጡ፣ ከሃገር ዉስጥ የሚገቡ እና የሚወጡ ነገሮች በዚህ መልኩ የሚመጡ ሲሆን እንዲሁም የተለያዩ የተሰሩ ፕሮጀክቶችን እንመለከታለን። የተጫኑ እቃዎችን እና እንዲሁም የወረዱ፣ እዛዉ የሚገኙ እቃዎችንም በምስሉ ላይ እንመለከታለን።

በምስሉ ላይ እንደምንመለከተው አዲስ ተጋቢዎች ባልና ሚስቶች ወንድ እና ሴት ትዳራቸውን አዲስ ጋብቻቸውን በመፈፀም ወዳጅ ዘመዶቻቸውን እና ቤተሰቦቻቸውን በመጥራት የደስታ ተካፋያቸው በማድረግ የሚያሳልፉትን ጊዜ ያላቸውን ደስታ የሚገልጽ ምስል ነው ።የምንመለከተው ማህበረሰብ እና ቤተሰባቸው ያላቸውን ጋብቻ ላይ ያለውን ደስታ የሚገልጽ.....

ይህ ምስል ካናል ግንባታ ለግንባታዉ ከአፍሪካ ልማት ባንክ አስራሰባት ሚሊዮን ብር የገንዘብ ድጋፍ ተገኝቱዋል ፤ የአዳርቀይ ወረዳ ተማሪዎች በትምህርት ገበታቸው ላይ እንደማይገኙ የአማራ ክልል ትምህርት ቢሮ ገለጸ ፤ ከአማራ ክልል የዜና መዝገብ ከዜናሙላይ ስድስት ሰአት ከሃያሰባት የአማራ ክልል ዘገባ ፤ ከአሚኮ።

በምስሉ ላይ የምንመለከተው አርማ ንብ ኢንተርናሽናል ባንክ ሲሆን በቡናማ እና በቢጫ ቅርፅ የተሰራ ንብ ኢንተርናሽናል ባንክን ያሳያል። እሱም ስለ ንብ ኢንተርናሽናል ባንክ መገለጫ ንብ ቅርጿ ከቡኒ እና ከቢጫ ጋር የተያያዘ በመሆኑ በዚህ ምልክትም ለማድረግ መለያ ለማድረግ ይሄኛው አርማ ንብ ኢንተርናሽናል ባንክን ያሳየናል ማለት ነው። ለመግለጽ ይጠቅማል።

በምስሉ ላይ የምንመለክተው በአጥር ውስጥ ሴቶች ተሰብስበው አረንጓዴ ልማትን እያስፋፉ እናያለን ማለት ነው። ስለልማት እየሰሩ ነው ሴቶች ተሰብስበው እየተከለኡ ዛፎችን፣ እጽዋቶችን በመቆፈር አዲስ ተክሎችን ለመትከል።

በአሁኑ ሰዓት በኢትዮጵያ የተሻለ አሰራር ያለው የኢትዮጵያን ባህል የሚገልፅ በመስቀል ቅርፅ የተሰራ፣ አነስ ያለ የበር ምልክት ያለው የላሊበላ ውቅር አብያተ ክርስቲያን እናያለን ።በጣም ውበት ያለው ነው ።

በምስሉ ላይ የምናየው የተፈጥሮ አካባቢን የሚገልጽ ምስል በምስሉ ላይ ጸሐይ እየወጣች ሲሆን እንድሁም ዙሪያውን በተክሎች የለመለመ መስክ እናያለን። ሰማዩና ፀሐይ ዙሪያ ተራራ ያለበት እንድሁም የለመለመ መስክ የምናይበት ሲሆን ምስሉ የሚገልጽልን ተፈጥሮንና አካባቢያችንን ይገልጽልናል።

ምስሉ ላይ የምንመለከተው የላሊበላ ባህላዊ ጭፈራ እየጨፈሩ ሲሆን የለበሱትም የባህላዊ የላሊበላ የባህላዊ ልብስ ሲሆን እየጨፈሩ የሚገኙትም የላሊበላ የባህላዊ ጭፈራ ነው። የለበሱትም ልብስ ከግራ ስንመጣ 3ኛ ላይ የምናደርገው ታዋቂ የላሊበላ ሙዚቃ።